ይህ ከፊታችን የምናየው በአሚኮ የቀረበ ዜና ሲሆን ፤ ዘገባውም የደብረ ብርሃን ከተማ ሰላምን የተመለከተ የሚያሳይ ዘገባ ነው።

ይህ በምስሉ ላይ የምንረዳው የእፅዋት አይነት ደግሞ አብዛኛውን ጊዜ በሀገራችን ስጋ መጥበሻ ተብሎ የሚጠራ ለስጋ መጥበሻነት የሚያገለግል የእፅዋት አይነት ነው ።

ይህ ከፊታችን የምናየው ምስል ደግሞ የመሰናክል ሩጫ ነው። የመሰናክል ሩጫ ልምምድ እያደረጉ ያሉ ሴት ልጆችን የሚያሳይ ምስል ነው።

ይህ የምናየው ምስል ደግሞ የጢስ አባይ ምስል ነው። ከርቀት የተነሳ የጢስ አባይ ፏፏቴ ምስል ነው።

ይህ የምናየው ምስል ደሞ ከለስላሳ መጠጦች መካከል አንዱ የሆነው የሚሪንዳ መጠጥ ጠርሙስ የሚያሳይ ምስል ነው።

ይህ ከምስሉ ላይ የምንረዳው ደግሞ በአይነቱ የተሻለ የሚባል እንደመኮትኮቻ ወይም እነደማረሻ፣ በመስመር ማረሻ ሊያገለግል የሚችል መሳሪያ ነው።

ይህ በምስሉ ላይ የምናየው ደሞ የቴሌ ብር ማስታወቂያ ሲሆን ፤ ከውጭ ሀገር የአየር ሰአት ሲቀበሉ የሁለት መቶ ፐርሰንት ስጦታ ድረስ ማግኘት እንደሚችሉ የሚገልጽ የቴሌ ብር ማስታወቂያ ነው።

እነዚህ በምስሉ ላይ የምናያቸው ጌጣጌጦች ደግሞ በውሀማ ከለር የተሰሩ የእጅ የሚሆኑ ቀለበቶች ናቸው። ከምስሉ እንደምንረዳው የፈርጥ ያላቸው የእጅ ቀለበቶች ናቸው።

ይህ በምስሉ ላይ የምታዩት የኪስ ዋሌት ከለሩ ምን ይመስላቹሃል? በዉስጡስ ብር የያዘ ይመስላቹሃል ? ወይስ ባዶ ነው? የኪስ ዋሌት ተጠቅማቹህ ታዉቃላቹህን?

ይህ ከፊታችን የምናየው ምስል ደግሞ የሀገራችን ወጣት ልጆች የእግር ኳስ ጨዋታ ትርዒት እያሳዩ ወይም የእግር ኳስ ጨዋታ እያካሄዱ በትምህርት ቤት እያካሄዱ የሚያደርጉት ምስል ነው ።

ይህ ከፊታችን የምናየው ምስል ደሞ ፌይር ኤንድ ላቭልይ የተባለ የገላ ሎሽን በመባል የሚታወቅ ማስታወቂያ ነው።

ይህ በምስሉ ላይ የምንረዳዉ ደግሞ የእግር ኳስ ጨዋታ ሲሆን ዳኛዉ ለተጫዋቹ የቢጫ ካርድ እያሳየዉ የሚያሳይበት ምልክት ነዉ።

ይህ ከፊታችን የምናየው ምስል ደግሞ ብርጭቆዎችን የሚያሳይ ምስል ነው ሶስት ብርጭቆዎች ተደርድረው አንደኛው የወደቀ ብርጭቆ የሚያሳይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ አንድ ጎልማሳ ሰውዬ የባህላዊ ልብስ ለብሶ፣ ነጠላ ጋቢ አድርጎ ከጀርባው ደግሞ የአፄ ቴወድሮስ ምስል ያለው ምስል ነው።

ይህ በምስሉ ላይ የምናየው ደግሞ በጣም ደስ የሚል ትናንሽ ጎጆ ቤት ያለበት መዝናኛ ፓርክ ቦታ ነው ምስሉ።

ከዚህ ምስል ላይ የምንረዳው ነገር ደግሞ የህጻናት ተማሪዎች ቢጫ በነጭ ዩኒፎርም ለብሰው ክላስ ፈተና እየተፈተኑ የሚያሳይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ የለዉዝ ፍሬ ከነቆረበቱ ማለት ነው። የሚያሳይ ምስል ነው። የለዉዝ ፍሬ ምስል።

ይህ ከፊታችን የምናየው ምስል ደግሞ የተመረቁ የህግ ባለሙያዎች ቃላቸውን እየሰጡ የሚያሳይ የህግ አስከባሪዎች ምስል ነው።

ይህ ከፊታችን በስዕሉ ላይ የምናየው ምስል ደግሞ በሀገራችን ታዋቂ የሆነ የምግብ አይነት ሲሆን በየአይነት በመባል የሚታወቀው የምግብ አይነት የያዘ ምስል ነው። በየአይነቱ ሽሮ፣ ምስር፣ ቃሪያ፣ ድንች፣ ቲማቲም የያዘ ነው።

ይህ በምስሉ ላይ የምናየው ደግሞ አንድ ወንድማችን ላርጎ በቤት ውስጥ በማምረት በሃይላንድ እየለካ የሚሸጥ ሲሆን፤ ምስሉ በቤት ውስጥ የተዘጋጀችን የላርጎ ፋብሪካ ያሳያል።

ይህ ከፊታችን የምናየው ምስል ደግሞ የተጋገረ ዳቦ ነው። ከጎኑ ኮባ እናያለን ከዳቦው ላይ ደግሞ ቢላዋ አለ ዳቦ መቁረጫ።

ይህ የምናየው ምስል ደግሞ ደስ የሚል ቢጫ የሆነ አበባ ያለው የአትክልት አይነት ነው. ከፊታችን ያለው ምስል

ይህ ከፊታችን የምናየዉ ምስል ደግሞ የአዊ የአገዉ ማህበረሰብን ባህል የሚያሳይ ምስል ነዉ። ነጭ ጥበብ በቀይ ኩታ የለበሱ ሴት እና ወንዶችን የሚያሳይ ምስል።

ይህ ከምስሉ ላይ የምንረዳው ፎቶ ደግሞ በኦሮሚያ አካባቢ የተደረገ ስነስርአት ሲሆን የተለያዩ የሀይማኖት አባቶች ተገኝተው ያከበሩት የበአል ስነስርአት ነው።

ይህ ከፊታችን የምናያቸው ምስሎች ደግሞ በትልቅ ሃይቅ የተከበቡ ደሴቶችን የሚያሳየን ምስል ነው።

ይህ በምስሉ ላይ የምናየው ፎቶ ደግሞ ከሀገራችን ከብሔራዊ ፓርኮች አንዱ ሲሆን አንድ ወጣት ሰው እየተዝናና የሚያሳይ ደስ የሚል እይታ ያለው ቦታ ነው።

ይህ ከፊታችን የምናየው ምስል ደግሞ በእጅ የተሰሩ ለእንጀራ መያዣነት የሚያገለግሉ ሞሰቦች ለገበያ ሽያጭ ቀርበው የሚያሳይ የሞሰቦች ምስል ነው።

ይህ ከፊታችን የምናየው ደግሞ ለቤትና ለቢሮ እቃዎች እንደ ድዛይን የሚያገለግለን ምስል ነው ። የቤትና የቢሮ እቃዎችን ማሳመሪያ ምስል ነው።

ይህ ከፊታችን የምንረዳው ምስል ደግሞ የሀገራችን የጤስ አባይ ፏፏቴ ነው።2 ሴት ልጆች ፎቶ የተነሱ የሚያሳይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ ለሙዚቃ መሳርያነት የሚያገለግል እና ከሆኑ አንዱ ለሙዚቃ መሳርያነት የሚያገለል፤ ሳክስ ፎን የሚባለው መሳሪያ ነው።

ይህ በምስሉ ላይ የምንረዳው ደግሞ የባቡር ሀድድ ሲሆን ከባቡር ሃዲዱ ፊት ለፊት ደግሞ ውስጥ ለውስጥ የሚያሳልፍ የባቡር መሸጋገሪያ የሆነ ዋሻ የሚያሳይ ምስል ነው።

ይህ ምስሉ ላይ የምናየው ፎቶ ደግሞ አንድ የአእዋፍ ዝርያ ከቤቷ ላይ ቁጭ ብላ የሚያሳይ ድምፅ እያወጣች የሚመስል ፎቶ ነው።

ይህ ከፊታችን የምናየው ምስል ደግሞ የዲኤንኤ በመባል የሚታወቅ ሰውነታችን የዘረመል ምስል ነው። በውስጡ የያዙትን ክፍሎች የሚያሳይ መግለጫ ያለው ምስል ነው።

ይሄ ከፊታችን የምናየው ምስል ደግሞ በጥቅምት አንድ አጥንት የሚል ማስታወቂያ ያለው የስጋ ቤት ፎቶ ነው።

ይህ በምስሉ ላይ የምንረዳዉ ነገር ደግሞ ስለ ተንቀሳቃሽ የጤና የጤና እና ስርዓተ ምግብ አገልግሎት በአማራ ክልላዊ መንግስት ደቡብ ወሎ ዞን ደሴ ዙሪያ አንድ እናት ልጆን የያዘች የሚያሳይ ምስል ነዉ።

ይህ ከፊታችን የምናየው ምስል ደግሞ ጠበብ ያለች የልብስ መስፊያ ቤት የሚያሳይ ምስል ነው ። ወንድየው ልብስ እየሰፋ ሴትዮቱ ደግሞ ልብስ እየተኮሰች የሚያሳይ ምስል ነው ።

ይህ በምስሉ ላይ የምናየው ደግሞ ስለ ኢትዮጵያ የመከላከያ ሰራዊት አድስ የተሻሻለ የወታደራዊ ማዕረጎችን በማዕረጋቸው ከፋፍሎ የሚያሳይ የፎቶ አይነት ነው። ከስዕሉ እንደምንረዳው ስድስት ማዕረጎች አሉ።

ይህ በፊታችን የምናየው ምስል ደግሞ ቦቀልት ይባላል ።ከባቄላ የተሰራ ባቄላ ተደርጎ ከባቄላ የሚሰራ የባቄላ ምግብ ነው ቦቀልት በመባል ይታወቃል ።

ይህ በምስሉ ላይ የምናየው የአትክልት ዐይነት ደግሞ ሀብሀብ በመባል ይታወቃል ለምግብነት የሚያገለግል አትክልት ነው። ስሙም ናፐር ይባላል።

እነዚህ ከፊታችን የምናያቸዉ ምርቶች ደግሞ ኮፊ ሚት የሚሉ የለዉዝ አይነቶች ሲሆኑ እነሱን በተለያየ ጣዕም የሚያስተዋዉቅ ምስል ነዉ።

ይህ በምስሉ ላይ የምንረዳው ደግሞ አንድ ትልቅ ሰውዬ የአማራ ክልል ፕሬዝዳንት ምስል ከጀርባው የኢትዮጵያ ብሔራዊ ባንዲራ የሚያሳይ ምስል ።

ይህ በምስሉ ላይ የምናየው የአዊ ዞን ባህልን የሚገልጽ የመድረክ ላይ ትርዒት ነው። ሴቶች ልጆች ጥላ ይዘው የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ነገር ደግሞ ከሃገራችን ከተለመዱ የግድግዳ ላይ ጌጦች አንዱ "ቤማቃጢ" ብለን የምንጠራው በእጅ የተሰራ የጌጣጌጥ አይነት ነው።

ይሄ ከፊታችን በምስሉ ላይ የምናየው ፎቶ ደግሞ በባህር ዳር የሚገኝ ትልቅ ሆቴል ድብ አንበሳ የሚባል ሆቴል የሚያሳይ ምሥል ነው

ይህ በፊታችን የምናየው ምስል ደግሞ የሱፐር ማርኬት ምርቶች ሲሆን የእቃው አይነት ደግሞ አምስት ሊትር ላርጎ ፈሳሽ ዘይት የሚያሳየን የእቃ ማጠቢያ ወይም የልብስ ማጠቢያ ላርጎ ምስል ነው።

ይህ በምስሉ ላይ የምናየው ፎቶ ደግሞ የአባይ የጢስ አባይ ፎቶ ነው። ከምስሉ እንደምንረዳው ትልቅ ፏፏቴ ያለው ወንዝ ነው። ጢስአባይ ይባላል።

ይህ በምስሉ ላይ የምናየው ደግሞ የሱፐር ማርኬት ምርቶች ሲሆኑ በቅርጫት ሙሉ ያለ አፕሎችን የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ የፋይዳ ድጅታል መታወቂያ ነው። የፋይዳ ድጅታል መታወቂያ ፎቶ ነው። በሀገራችን የምንጠቀምበት የድጅታል መታወቂያ አዲሱ የመታወቂያ አይነት ነው።

ይህ በምስሉ ላይ የምናየው ፎቶ ደግሞ በኢትዮጵያ ላይ የተለመደ ባህላዊ ጭዋታ ሲሆን ስሙ ገበጣ ይባላል። በህፃናት መካከል እየተደረገ የሚታይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ ሀገራችን ባለሙያዎች የተሰራ ሶፋ ነው። በሀገራችን ባለሙያዎች የተሠራ ሶፋ

ይቺ ከፊታችን የምናያት ወጣት ደሞ ፀጉሯን ተተኩሳ የሚያሳይ የፀጉር የተተኮሰ ፎቶ ከ ፀጉር ቤት ሁና የሚያሳይ ምስል ነው።

ከፊታችን የምናየው ምስል ደግሞ የአገራችን ባህላዊ ጌጣጌጥ ሲሆን ወጣት ሴት ልጅ በአንገቷ ላይ አድርገው ያለ ባህላዊ የሀገራችን ጌጣጌጦችን የሚያሳይ ምስል ነው።

ይህ በምስሉ ላይ የሚረዳው ደግሞ ኤም የስራ ማስታወቂያ ስራ የሚል ነው የሰብልሜሽን ፕሪንተር ይላል ከፎቶ ላይ እንደምንረዳው በመሸጥ ላይ ያለን የፕሪንተር ማስታወቂያ ነው።

ይህ በምስሉ ላይ የምንረዳው የኤሌክትሮኒክ ዕቃ ደግሞ ማብሪያና ማጥፊያ የሚባለው ነው መብራትን ለማብራትና ለማጥፋት የሚያገለግል መሳሪያ ነው።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን ህጻናቶች ትምህርት ገበታ ላይ ሆነው በጥቁር ሰሌዳ ላይ በጠመኔ እየጻፉ የሚያሳይ ምስል ነው።

ይህ በምስሉ ላይ የምንረዳው ፎቶ ደግሞ የሀገራችንን ባህላዊ ጭፈራ የሚያሳይ ምስል ነው። አንድ ትልቅ እና ወጣት የባህላዊ ጭፈራ እየጨፈሩ የሚያሳይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ በአሚኮ የተላለፈ ዜና ሲሆን ስለ አማራ ብሔራዊ ክልላዊ መንግስት የአስተዳደር ስነስርአት የሚገልጽ የመመሪያዎች አተገባበር የሚገልጽ ዜና ነው።

ይህ ከፊታችን የምናየው ምስል ደሞ የሃገራችን ባለስልጣናት የተሰሩ ዉሃዎችን በሞመከር ላይ ይገኛሉ ፤ የሚወዘወዘዉን የዉሃ ነው።

ይህ በምስሉ ላይ የምናየው ነገር ደግሞ ሻይ ነው ከጎኑ ስኳር የያዘ የስኳር እቃ አለ እና ደግሞ ሻዩ የተቀመጠበት።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን አርሶአደሮች ምርታቸውን እያበራዩ የሚያሳይ ምስል ነው። ሁለት አርሶአደሮች ምርታቸውን እያበራዩ ያሳያል።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን ወጣቶች የቡሄ በአልን ለማክበር ተሰብስበው እየጨፈሩ በእጃቸው ችቦ ይዘው የሚያሳይ የቡሄ በአል ምስል ነው።

ይህ በምስሉ ላይ የምናየው ደግሞ በነጭ ከለር የተቀባ ትልቅ ህንጻ ከላዩ ላይ ፍላይ ቲ ደብሊዉ ኤ ጄት የሚል ጽሑፍ ያለው ህንጻ ነው።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን እጂግ እና ታዋቂ የሆነው የሀዲስ አለማየሁ መጽሀፍ ፍክር እስከ መቃብር የሚለው የመጽሃፉ ከበር ነው። የምናየው።

ይህ ከፊታችን የምናየው ምስል ደግሞ በዘመናዊ የእንቁላል ማስቀመጫ የተቀመጡ የተለያዩ ብዛት ያላቸው የእንቁላሎ ቅርፊቶችን የሚያሳየን ምስል ነው ከፊታችን ያለው ።

እነዚህ በምስሉ ላይ የምናያቸው አእዋፋት ደግሞ አንገታቸው ረጅም ምንቃራቸው በጣም ትልቅ የሆነ ጥቁር በነጭ የሆኑ የአእዋፋት አይነቶች ናቸው።

እነዚህ በምስሉ ላይ የምናያቸው ደግሞ የውሃ ዳር ያሉ አሳ በመብላት የሚታወቁ እንስሳዎች ናቸው። የአዋፍ ዘር ናቸው። ስማቸውን አላቀውም።

ይህ ከፊታችን የምናየው ምስል ደግሞ በሀገራችን የተለመደ የሆነ የነበረ የፀጉር አቆራረጥ ዘዴ ነው ፤ ጋሜ በመባል የሚታወቅ የፀጉር አቆራረጥ ዘዴን የሚያሳየን ምስል ነው።

ይህ ከመስሎ ላይ የምናየው ነገር ደግሞ የተለያዩ ብዛት ያላቸው ብስክሌት የመሸጫ ቦታ ነው ምስሉ።

ከዚህ ምስል የምንረዳው ደግሞ ወጣት ሴቶች ችግኝ በማልማት ከቦታ ወደ ቦታ እያዘዋወሩ ችግኝ እየተከሉ የሚያሳይ ፎቶ ነው።

ይህ ከፊታችን የምናየው ምስል ደግሞ የዜና መግለጫ ሲሆን የአድስ አበባ ከተማ ምክር ቤት አስቸኳይ ስብሰባ የሚያሳይ የቀጥታ ስርጭት የሚያሳይ የተቀረጸ ዜና ነው።

ይህ በምስሉ ላይ የምናየው ፎቶ ደግሞ በደሴት በሃይቅ የተሰራ እጅግ ዘመናዊ የሆነ መዝናኛን ነው እንደምናየው በጀልባ ቅርፅ የተስራ መዝናኛ ቦታ ነው።

ይህ በምስሉ ላይ የምንረዳው ደግሞ የሀገራችን ሰዎች ባህላዊ ምግብ ተሰብስበው እየበሉ የሚያሳይ ምስል ነው የትግራይ አካባቢ የሚገኝ ባህል ነው።

ይህ በምስሉ ላይ የምናየው ደግሞ የመኖሪያ ቤት የሳሎን የክፍል ነው። ሶፋ የመመገቢያ ጠረጴዛ እና ስኮት አለው።

ይህ ከፊታችን የምናየው ምስል ደግሞ ከታዋቂ መሪዎች መካከል እና የሀገራችን መሪ የነበረው የአቶ መለስ ዜናዊ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ የሀይቅ ልብ ቅርስ ምስል ያለው ፤ የሃይቅ ምስል ላይ የተነሣ ምስል ነው።

እነዚህ በምስሎቹ ላይ የምናያቸው ደግሞ መሶብ ይባላሉ። ለገበያ ሽያጭ የቀረቡ በእጅ የተሰሩ የመሶብ ምርቶች ናቸው።

ይህ ከፊታችን የምናየው ምስል ደግሞ ማስታወቂያ ሲሆን የፐርፕል ጁስ የሚባል የጁስ መሸጫ ቦታ ማስታወቂያ የሆነ ማስታወቂያ ነው።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን ባህላዊ ጭፈራ ወንዶች ልጆች እየጨፈሩ የሚያሳይ ምስል ነው። በእጃቸው ጋሻን ለማመልከት ይዘዋል።

እነዚህ በምስሉ ላይ የምናያቸው የአትክልት አይነቶች ደግሞ ፓፓየ ይባላሉ። የበሰሉ ፓፓያዎች ተቆርጠው መሬት ላይ የሚያሳይ ምስል ነው ማለት ነው።

ይህ ከፊታችን የምናየው ደግሞ ትልቅ ቡፌ ነው። በጣም ደስ የሚል በአማካሪ የተሰራ ምስል ያሳየናል።

ይህ ከፊታችን የምናየው ምስል ደሞ ጉዞና ቱሪዝምን የሚገልጽ ንጋት የምትባል ጀልባ ከውሃ ላይ የሚያሳይ ምስል ነው።

ይህ የምናየው ምስል ደግሞ በባህላዊ መልኩ በሀገራችን የሚካሄድ የእርሻ ስነ-ስርዓት ነው። ከምስሉ እንደምንረዳው ገበሬወቹ ወይም አርሶ አደሮቹ እያረስ የሚያሳይ ምስል ነው።

ይህ ከታች የምናየው ደግሞ በሃገራችን ያሉ የኮንዶሚኒየም የሚባሉ የቤቶች ስብስብ ነው። የኮንዶሚኒየም ቤት ላይ ያሉ የቴሌቪዥን ዲሾችን የሚያሳይ ምስል ያለው ነው።

ይህ ከፊታችን የምናየው ምስል ደግሞ በሀገራችን ትልቁ ሀይቅ የሆነው የጣና ሀይቅ ከዳር ላይ ሆኖ የተነሳ ምስል ነው። ከሀይቁ ውስጥ ያሉ ትንሽ ጀልባዎችን ያሳያል።

እነዚህ ከፊታችን የምናያቸው ምስሎች ደግሞ በኢትዮጵያ የመከላከያ ሰራዊት በጦር ሰራዊት የደረጃ የሚያሳዩ የማዕረግ መለዩ ናቸው።

ይህ ከፊታችን የምናየው ምስል ደግሞ ከመሰረታዊ የአገልግሎቶች አንዱ የሆነው የሆስፒታል ላይ የጽዳት፣ የርጭት ፕሮግራም የሚያሳይ ምስል ነው።

ይህ ከፊታችን የምናየው ምስል ደግሞ አንድ ትልቅ መጠነኛ መርከብ የተለያዩ ዕቃዎችን በሃይቅ ላይ ጭኖ እየተጓዘ የሚያሳይ ምስል ነው።

ይህ የምናየው ምስል ደግሞ የቅቤ ምርት ነው። በቅጠል የተሸፈኑ ብዙ ቅቤዎችን የሚያሳይ ምስል ነው ማለት ነው።

ይህ ከፊታችን የምናየው ምስል ደግሞ ወጣት ወንድሞቻችን በጎንደር ፋሲለደስ አካባቢ የተነሱት ምስል ነው። ወጣቶቹ ነጭ ጥበብ ከቀይ።

ይህ በምስሉ ላይ የምናየው ደግሞ የቴሌ ብር የፋሲካ ኤክስፖ ትኬት ምርጫዎን በ ቴሌብር እንዲያደርጉ ማስታወቂያ ነው። በትንሳኤ በአል የመጣ የማስታወቂያ ስራ ነው።

ይህ በምስሉ ላይ የምናየው ምስል የዋና ውድድር ነው። በዙሪያው የሚታዩ ብዙ ታዳሚዎች አሉ። ከምስሉ እንደምንረዳው የሴቶች የዋና ውድድር ይመስላል።

ይህ ከፊታችን የምናየው ምስል ደግሞ የእሾህ ምስል ሲሆን እንደ እፉየ ገላ ያሉ እንደሚበሩ ያላቸው የእሾህ አይነቶች የሚያሳይ ምስል ነው።

ይህ ከምስሉ የምንረዳው እንስሳ ደግሞ የሰሜን ቀበሮ በመባል የሚታወቀው ከሀገራችን ብርቅየ እንስሳት ከሆኑት መካከል አንዱ ነው።

ይህ በምስሉ ላይ የምናየው ደግሞ አንድ የሀገራችን ወጣት የሽመና ስራ እየሰራ የማያሳይ ምስል ነው። ወጣቱ በአንገቱ ቀይ ሽርጥ አድርጓል።

ይህ በምስሉ ላይ የምንመለከተው የምግብ አይነት ሲሆን ፒዛ ይባላል። ከላዩ ላይ ትንሽ የቃሪያ ቅጠሎች የሚመስሉ ተጨምሮበታል። ከጎኑ ሰሀንና ሀይላንድ እናያለን።

ይህ ከፊታችን የምናየው ደግሞ የሀገራችን ህግ አስከባሪ የመከላከያ ሰራዊት የሚያሳይ ምስል ነው። ብዛት ያላቸው የሀገራችን መከላከያ ሰራዊቶች ምስል የማታዩበት ምስል ነው።

ይህ በምስሉ ላይ የምናየው ነገር ደግሞ የዉሀ ማፋሳሻ ነገር ሲሆን በዙሪያው ያሉት ደስ የሚሉ አረንጓዴ ቦታወችን ያሳያል።

ይህ በምስሉ ላይ የምናየው ደግሞ በመስመር ተፈልተው የነበሩ ችግኞች ተነቅለው ከቦታ ወደ ቦታ ሊዘዋወሩ የሚያሳይ ምስል ነው።

ይህ ከፊታችን የምናየው ደግሞ እጅግ ዘመናዊ የሆነ እና ያማረ የመኖሪያ ቤት ምስል ነው። ደስ የሚሉ የአትክልት ስፍራዎች አሉ። የመኖሪያ ቤት ምስል።

ይህ ከፊታችን የምናየው ምስል ደግሞ በሀገራችን ብርቅዬ ከሆኑት ጭላዳ ዝንጀሮዎች ጭላዳ ባቡኖች ስብስብ የሚያሳይ ምስል ነው ማለት ነው።

ይህ በምስሉ ላይ የምንረዳው ደግሞ የሀገራችን የኦርቶዶክስ ተዋህዶ ሊቃውንት ሀይማኖት እያከበሩ የሚያሳይ ከበሮ እየመቱ የሚያሳይ ምስሉ ነው።

ይህ በምስሉ ላይ የምናየው ደግሞ ከአገራችን ላይ በአብዛኛው ጊዜ የምንጠቀምበት ለባህላዊ ሙዚቃ የምንጠቀምበት የዕቃ የሙዚቃ መሳሪያ ነው ማለት ነው።

ይህ በምስሉ ላይ የምናያቸው ጌጣጌጦች ደግሞ ካጤ ይባላሉ። አንድ ደግሞ የሞሰብ ቅርጽ አለ። በእጂ የሚሰሩ ሀገራችን የተለመዱ የጌጣጌጥ አይነቶች ናቸው።

ይህ ከፊታችን የምናየው ምስል ደግሞ አንድ ትልቅ የሀበሻ ልብስ የለበሰች ሴትዮ ግመል ከኋላዋ አስራ እየጎተጎተች የሚያሳይ ፎቶ ነው።

ይህ ከፊታችን የምናየው ምስል ደግሞ ለህክምና የሚያገለግሉ መቀሶች ናቸው። በዶክተሮች ጥቅም የሚውሉ የህክምና መሳሪያዎች ናቸው።

ይህ ከፊታችን የምናየው ምስል ደግሞ የሀገራችን ሃይማኖተኞች ነጠላ ለብሰው የገዳማት ጉዞ እያካሄዱ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ በጣም እጂግ የዱሮ የሀገራችን ጋዜጣ የሚያሳይ ሲሆን የጋዜጣው ርእስ ደግሞ ሰንድቅ አላማችን የሚል ነው።

ይህ በምስሉ ላይ የምናየው ነገር ደግሞ አንድ ትንሽ ቤተሰብ ፤ባል፣ ሚስትና ልጃቸው ከሱቃቸው ሁነው የተነሱት መሆኑን ያሳያል። ከፊታቸው እንደምናየው መመዘኛ ሚዛን ይታያል።

ይህ ከፊታችን የምናየው ምስል ደሞ ወተት እና ከጎኑ ነጭ ሽንኩርቶችን ስብስብ የሚያሳይ ምስል ነው። ወተት ከነጭ ሽንኩርት ጋር

ይህ ከፊታችን የምናየው ምስል ደግሞ በሀገራችን ታዋቂ ከሆኑ መጠጦች አንዱ ብሔራዊ ኡዞ የሚለው መጠጥ ነው። የአልኮልና አልኮል ነው ወይም አረቂ ነው። ብሔራዊ ይባላል የመጠጡ ስም።

ይህ በምስሏ ላይ የምናያት ሴት ደግሞ የሃገራችን ወክላ ባህል ፣ ነጠላ ፣ ጥበብ ለብሳ እየሄደች የሚያሳይ ምስል ነው።

ይህ በምስሉ ላይ የምንረዳው ተግባር ደግሞ በራያ በመባል የሚታወቀው እህል ከታጨደ በኋላ ምርቱን ከገለባ ለመለየት የባህላዊ ስርዓት ነው።

ከዚህ ከላይ የምናየው ምስል ደግሞ የመድረክ ላይ ትእይንት ሲሆን የሀገራችን ባህላዊ ጭፈራ የሚያሳዩ ወጣቶች ቁምጣ ለብሰው እየጨፈሩ ያሳያል።

ይች በምስሉ ላይ የምናያት ሴት ደግሞ ጸጉሯን በቀጭን ሹርባ የተሰራች ማተቧን የደረደረች በአንገቷ ላይ ማተብ ያላት በእጇ ላይ ብር አምባር የለበሰች ቆንጆ የሀበሻ ሴት ነች።

ይህ በምስሉ ላይ የምናየው ፎቶ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ በሆኑት ገዳማት አንዱ የላሊበላ ውቅር አብያተ-ክርስቲያን ነው የሚያሳየን ምስል ነው።